የተለያዩ የአንገት ሀብሎች ከእንትን ላይ ተቀምጠው እነመለከታለን ያላቸው ወርቃማ እንዲሁም በከብራማ አይነት ከለር ያላቸው የአንገት ከእንትን ላይ ወይምከግድግዳ ላይ ተሰቅለዉ እንመለከታለን።

ሰፊ ግቢ ያለው የቪላ ቤት እንዲሁም፤ በሩ በሚያምር ዲዛይን የተሰራ ከበር ላይ ሆኖ አጥሩና እንዲሁ የቪላው ጣራው በኩል ላይ ይታያል። ሌላ ከጣራው ላይ ሮቶ ነጭ ሮቶ ተቀምጦበታል።

ስጋ የተለያዩ የጮማ ስጋ ጥሎ የስጋ ማንጠልጠያው ላይ ተንጠልጥሎ ቢጫ ቢጫ የሆነች ጋ ተንጠልጥሎ እንዲሁም ቀይ ጋ ተንጠልጥለው እንመለከታለን የጋ ቤቱ ሰራተኛም ቁሞ እንመለከታለን

ለጥ ያለ ሜዳ አው ላይ እንዲሁም ፓርክ ላይ የምንለውን የዱር አጋዘን ወይም አጋዘን የምንለውን እንስሳ ቀጥ ብሎ ወደዚህ የተመለከተ ረጅም ቀን እንዳለው የዱር ፍየል ወይም አጋዘን የምንለውን እናያለን ከጀርባ ላይ ትልቅ ተራራ እቀት ብሎ ይታያል

እንድ ብስክሌት ከፊት ለፊት ላይ ቆማ ስንመለከት የብስክሌቱ ፊት ለፊት ላይ የዕቃ ማስቀመጫ ነገር ተቀምጦአል ከኋላ ላይም እንዲሁ የእቃ ማስቀመጫ አልጋ ነገር አላት መቀመጫውን ቀይ ከለር ያላት ናት።

የጥምቀት በዓል ላይ ምእመናት ለማክበር የአመቱን እንትን ለማክበር አደባባይ ላይ ተሰብስቦ ሳለ የተለያዩ የህግ አስከባሪ የፌዴራሎችም ምእመናቶችን እየተቆጣጠሩና ደህንነታቸውን እየጠበቁ የሚያሳይ ነው።

አንድ የጫካ ፍየል ውሃ እየጠጣ በንቃት እየተከታተለ የሚገኝ የሚያማምር ክርክራት ያለው ቀንድ ያለው ከላይም ለመጋጠም የሚሞክር ቀንድ ያለው በንቃት ውሃውን እየጠጣ የሚያሳይ ምስል ነው።

ሶስት ልጆች ጋቢና ነጭ ጋቢና እንዲሁ በነጭ በቀይ ጥላት የለብሰዋል እንዲሁም ተነፋነፍ የድሮ የአባቶቻችን ተነፋነፍሰው ይታያሉ እንዲሁም ከጀርባ ላይ አረንጓዴ ጫካ ደህንና እንዲሁም አረንጓዴ መስከረም ይታያሉ

የእሳተገሞራ ተራራ ወይም አናቱ ላይ ጉርጓዳ ቦታ ሆኖ የቀለጡ አለቶች ከጉርጓዳው ላይ የሚታይ ሲሆን ከዳር ላይ ሆኑ አንድ ቱሪስት ቁልቁል እየተመለከተ በአናቱ ላይ አንዳንድ እሳተገሞራ ጭሶችም አልፎ አልፎ ይታያሉ

የኤሌክትሪክ ትራንስፎርመር የኤሌክትሪክ ትራንስፎርመር የተቀመው እናየለን። ከፖሊ ላይ በብረት ከተሰራ ፖል ላይ ተቀምጦ ተመልክቶ ተቀምጠናል። ዳመናም ከ ኋላም ይታያል።

ሚሳኤሎች ተደርድረው በሚሳኤል ማሶንጨፊያ ማሽን ላይ ተደርድረው የሚያሳይ ሲሆን የሚታይ ሲሆን እንዲሁም ሚሳኤል አስንጫፊው ሰው ከርቀት ይላማዎችን እያነጣጠረ ሚያሳይ መሆኑን የሚያስረዳ ነው። ከጀርባ ላይ ጥላልቅ ዛፎች ተቀጥቁመው ያሳያል።

ረጅም በውጭ በኩል ያልተመረገ የቆርቆሮ ቤት ስንመለከት ቢጫ ቆርቆሮ ቤት ነው እንዲሁም የጊቢው አጥሩ በቁልቋል ተክል የታጠረ ቤት እንመለከታለን።

አንድ የተንጣለለ ሐይቅ ላይ ፀሐይ ልትገባ ብላ እንዲሁም ሌሎቹ እጽዋቶች በጨለማ ተውጠው ጥላዋቸው አርፎባቸው እንዲሁም ከውሃው ላይ የነጭ መሰል ነገር ተሕንጸባድቆበት እንመለከታለን ፀሐዩ በጣም ፍም መስላ ልትገባ ተቃርባ ጨረሯ ብቻ ቀርቷል።

የትራንስፖርት ሚኒስተር የሚል ጽሁፍ እና እንዲሁም ሚኒስትሪ ኦፍ ትራንስፖርት የሚል ጽፍ ያለበት የትራንስፖርት ሚኒስተር አርማ እና ሎጎ ከላይ ከማስተዋቂያው ላይ የንመለከትለን እንዲሁም ሎጉ በተለያዩ ቀስቶች እየተሠራ ነው።

የጉሙሩክ ኮሚሽን አርማ ሎጎውኖ ሚታየን የፀሐይ ፈንጥቆ እና እንዲም የተለያዩ የሳንቲም ድርድሮች ተደርድረው ስንመለከት እንዲሁም ሁለት እጆች ደግሞ እነዛን ሳንቲሞች እንዲ አቅፎ እንመለከታለ ሎጎ ላይ ከታች ላይ ጉሙሩክ ኮሚሽን የሚል በትልቁ በእንግሊዘኛ ና አማረኛ እንመለከታለን።

የኢትዮጵያው ዳኛ በአምላክ ተሰማ ለአንድ የአፍሪካዊ ተጫዋች የቢጫ ካርድ እየሰጠ የሚያሳይ በአምላክ ተሰማም ፈጋክ ብሎ ካርዱን እየሰጠበት ያኘው ተጫዋቹም ጎንበ ስፕሎ እየተቀበለበት ያለ ያሳያል።

በአንድ የመጽሐፍ መደበር መሸጫው ውስጥ ዮቶርቡክስቶር የሚል የመሸጫ ውስም መደብሩ ስም ነ እንዱም የተለያዩ መጽሐፍት ተደድረውነ ያለን ሕበር ስሙር የህያቤት ዱኢት የሚሉ የተለያዩ መጽሐፍ ተደድረንመለከታለን

በአንድ ዓነስ ባለች ከተማ ውስጥ በፈረስ ጋሬ ጋልቦ እየነዳ ይገኛል ከጀርባውም አንዲ ባጃጅ ወደ ውስጥ ገባ እያለች ትገኛለች ፊል ለፊቱ ረዘም ያለ ቢጫ ህንፃ እና ከጎኑም አንድ አረንጓዴ መሰል ህንፃ እንመለከታለን።

አንዲት ልጅ ገረድ ቅል እና የተለያዩ ባህላዊ ልብሶችን ለብሳ እንዲሁን በእጇ ማይኪዛ ከጀርባም ሌላ በቲቢ ባህላዊ ልብስ የለበሱ ወጣቶች እንመለከታለ።